አንድ ሰው ብቻ ከቦታ ቦታ ለመንቀሳቀስ የተሰራች ትመስላለች። ምክንያቱም ሁለተኛውን ሰው መጨመር ይከብዳታል፣ ምክንያቱም ሁለት ጎማ ብቻ ነው ያላት፣ ከላይ ደሞ አንድ መቀመጫ ፣ ስለዚህ ለአንድ ሰው ብቻ ነው የተሰራችው፣ ነገር ግን እጅግ ፈጣን ናት ደሞ ከአሰራሩዋ ሁለ ነገሩዋ የምታምር አድርጉዋታል። ደሞ ጥርት ያለች፣ ቅልል ያለች መጉዋጉዋዣ ናት።

ምስሎች ያስፈራል። አሸባሪ ነዉ የሚመስሉት ከላይ ነጭ ከታች ምንም ፊታቸዉ አይታይም። ሁሉም እነሱ እንዳይነካቸዉ በመጠንቀቅ አካባቢዉን ከተለያዩ ከማይሆኑ በሽታ ከሚያመጡ ነገሮች እየጠቁ ነዉ። ሁሉም የክፍሉን ነገር እየረጩ ነዉ።

ሊጎረሰው የጠቀለለው ስጋት ውስጥ ከታች ደግሞ ያለው እንጀራ በስጋ መረቅ ረጠብ የለውን እንጀራ በማዕከሉ ማስገባት ስብሰስብ አድርጎ የተዘጋጁ ዓለም ሲታይ ጥቅጥቅ አድርጎ የተከተፈ ስለሆነ ለመብላትም አይከብድም ጣዕሙ ደግሞ አሪፍ ብዙ አይነት መርቅ ምስሉ ላይ ያመለክታል።

በባህላዊ ምሽት አዳራሽ ዉስጥ ሁለት ዘፋኞች አሉ አንደኛው ዘፈኑን የሚዘፍን ሲሆን ሌላኛው ዘፈኑን የሚቀበለው ነው ፤ ከበዉ የተቀመጡ ሙዚቃዉን የሚከታተሉ ሰወች ይገኛሉ ፤ ቤቱ ዉስጥ አረንጓዴ ቄጤማ አለ።

አቡነ ሀብተ ማርያም በግራ እጃቸዉ መስቀል ይዘዋል። በዚህኛዉ እጃቸዉ ደግሞ የእጣን ማጠኛ። የምርም የእምነት አባት ናቸዉ። ከአለባበሳቸዉ በመነሳት ፃድቅ እንደሆኑ ያሳያል። እጣኑን በማጠን ህዝቡን ያገለግላሉ። በመጸለይ ለህዝቡ ምህትን ያሰጣሉተ

ውይ ጭራሽ አድገውም ሚነቀሉ አይመስሉም። በጣም ከማልረሳቸው የተነሳ እዛው ፈርጥ ምን ይመስላሉ፤ ነገር ግን ቀለማቸው ገና ወደ ቀኝ አልተቀየረም ። ማለት ገና አልመሰሉም ማለት ነው እንጂ በጣም ደስ የሚሉና ሲታዩ ገና ተፈጥሯዊ መሆናቸው ራሱ በጣም የሚያስደስተው። ስለዚህ መቼ ይሁን አድገው ቀይ ቀለም ኖሯቸው ለምግብነት ሚበቃው ያስብላሉ።

በጣም ሰፊ ቦታን በጣም አረንጓዴ ከሆነ ቦታ ጋር አንድ ላይ አድርጎ የያዘ ነው። ብዙ ቤቶች ቢኖሩም እሱ ከእነሱ ለየት ይላል ምክንያቱም እጅግ ያምራል። ቀለሙ፣ አቀማመጡ፣ አሠራሩን፣ ያለበት ሁኔታ ፣ጽዳቱ እጅግ እንዲለይ ያደርጎታል። ከሁሉም በላይ ግን ሁሉንም ነገር አንድ ላይ መያዙ ከሌሎች እንዲለይ አድርጎታል።

ሰበር ዜና የሚኒስቴር ምክርቤቱ በመላው ሀገሪቱ አስቸኳይ ጌዜ አዋጅ አወጀ። ለአስቸኳይ ጊዜ አዋጅ ሰበር ዜና የለም። ሁሌም ቢሆን ባስቸኳይ ጊዜ አዋጅ ጊዜ ሁሉም ሰው ነጻነቱ የሆነ ያክል እንደሚወሰድና በሆነ ያክል ሰዎች ላይ ትዕዛዝ ላይ እንደሚያድር ያሳያል።

ብረትን ከብረት ነገሮችን ከነገሮች ለማጣበቅ ተደርጋ የተሰራች ናት። እሷ ስተገባ ሁለት ነገሮች አንድ ላይ ተጣብቀው ይቀራሉ። ምንም አይለያያቸውም። እርስ በርስ ጠንከር ብለው ሁለቱ ወይም ደግሞ ከዛ በላይ የሆኑ ነገሮች አንድ ላይ ተሳሰረው እንዲቀመጡ የምታረግ። ሁለት ብረቶችን አንድ ላይ ለማያያዝ የምጠቅም ነገር ናት።

ከላይ የተሰራው የድንጋይ ግንብ ቢሆንም ከውስጡ ግን መኪና ማሳለፊያ መንገድ አለው። ሁሉም መሀል ጫካ መሀል ጫካ ላይ የተሰራ ነው። ግን የተፈለፈለ ነገር ነው። ምክንያቱም ከላይ ያለው ዋሻ እንደ ዋሻ ነው። በዋሻው ውስጥ ደግሞ መኪኖች ይተላለፋሉ። አጠገቡ ያለው ሁኔታ ደግሞ ጫካ ውስጥ የተሰራ አይነት ነው።

ስለ ውሃ ምንም ያልተጠብጠ ቤተክርስቲያን ፊት ለፊት ያለ ቤተ ክርስቲያኑን የሚያሳይ ልመና የሸፈነው ይመስል ሰማያዊ ቀለም ያለው ጥርትና ኩልል ያለ ውሃ ባህር ነው። በውስጡ ብዙ እንሳት የሆኑበት ምቹ ሁኔታ ወንዝ ነው።

በዋሻ ዉስጥ እግዚያብሄር እየተመሰገነ ይገኛል። በዋሻ ዉስጥ በታች ላይ እቃን እያጠቡ መጽሀፍ ቅዱሳቸውን ይዘው የሚጸልዩ ጥላቸውን አጥልተው ጸሎት እያደረሱ ያሉ አባት አሉ።

አንድ ሆኖ ከአስር በላይ የሆነ ምርቶችን ይዟል። እጅግ የሚጣፍጥ ይመስላል። ከቀለሙ የምንረዳው ቀይ ሆኖ በስሎ ከአረንጓዴነት ወደቀይ መቀየሩና ጠአሙንም ያሳያል። ብዙ ዓይነት በአንዱ ቅርንጫፍ ይሄን ያክል ካለ በአንዱ ዛፍ ደግሞ ብዙ ምርት ማምረት እንደተቻለ ያሳያል።

ጠረንን ጥሩ ለማድረግ እና መጥፎ ጠረንን ለመከላከል የሚጠቅም ለወንዶች ንፁህ ጠረን መስጫ እንትን ነዉ ምርት ነዉ። እና መጥፎ ጠረንን ለማስወገድ አንድ ሰዉ በሙቀት ሰዓትም ሆነ በሌላ ሰዓት ከሰዉነት የሚወጣዉን መጥፎ ጠረን ለመከላከል ይጠቅማል።

ብዙ አይነት እናቶች ብዙ አይነት ምጣድ ላይ እንጀራን እየጋገሩ ይገኛሉ እንጀራዋን ከማስፋቷ በፊት ምጣዱ ጥቁር ቢሆንም ከተጋገረ በኋላ ግን ወደ ሚያምር ነገር ይቀየራል ነጩ ሊጥ ጥቁሩን ምጣድ ወደ ነጭ ነገር ይቀይረዋል ሲበስል ደግሞ እጅግ በጣም ምርጥ የሆነ እንጀራ እንደሚወጣው ያስታውቃል ።

የአማራ ብሄራዊ ክልል መንግስት የአከባቢ ደን ጥበቃ ባለስልጣን ፤ ከስ እያሉ ላይ እንደምናየው እጽዋቶች እና ደኖች ይታዩናል ፤ ስለዚህ ሁሌም እጽዋቶችን በተንከባከብን እና በጠበቅን ቁጥር እንስሳቶችን እየጠበቅን እንገኛለን።

የጥለቱ ማማር፤ ከታች ያለው የተለቀቁ የሚመስል ያልተሰፋ የሚመስል ክር ሰውነቱ ላይ የምር የሚሄድ ይመስላል። ከንጣቱ ከነጭ በስተቀር ደግሞ ሌሎች ቀለሞችን ማካተቱ ባህላዊ ልብስ ሁኖ ግን እሚያምር እንድሆን አድርጓል።

በጣም ቀጭን መንገድ ናት፤ ሲንቀሳቀስወደታች ወይም ደግሞ ወደተሠራላት ጉድጓድ ሰው ወድቆ የገባው ይመስላል። ነገር ግን መሀል ላይ ያለውን ክፍት ቦታ ለማሻሻል እየተሰራ ድልድይ ነው። ጫፍ እና ጫፉ በጣም ከወደ ውስጥ የሚታየውን ተራ ስለሚያሳይ አስፈሪ ነው፤ ነገር ግን ተቆራርጦ ከመቅረት ሁለቱን ቦታዎች ሊያገኝ የሚችል እጅግ ጥበብ የተሞላበት ዓይነት ነው።

ብሔራዊ ፓርክ ሁለት አንበሶች አሉ። አንድ ሴት አንድ ወንድ አንበሳ አለ። ሁለቱም ቆመው ወደፊት እየተመለከቱ ነው። ይህ የሚያመለክተው ደግሞ ከፊት ለፊታቸው የሆነ ሰው እየመጣ ነው። ወንዱ አንበሳ በኃይል እንደው በቁጣ እየተመለከተ ነው ሴቷ ደግሞ ፊቷን ዞር አድርጋ እየተመለከተች ነው። ስለዚህ ከፊታቸው እየመጣ ያለው ሰው መመልከት ላይ ይገኛሉ። የሚገኙት ደግሞ አንደ የተዘጋ አንበሶች ማቆያ ቦታ ነው።

ቤተክርስቲያን ነው። ሁሉም ነገር ከድንጋይ የተሠራ ሲሆን፤ መስኮት አለው፣ ጠባብ ነው፣ ትንሽም ቢሆን ግን እጅግ ውብ ያደረገው ሙሉ በሙሉ የሰው ልጅ በድሮ ሰዓት የነበረውን የቅርፃ ቅርፅ ጥበብን ያሳያል። ምክንያቱ ምንም ዘመናዊ ነገሮችንም ሳይጠቀሙ በባህላዊ መንገድ ድንጋይን ብቻ በመጠቀም የቀረጹት የቤተ ክርስቲያን ነገር.

አምቦ ጠበል ለስላሳ መጠጦች ሁሉ እጅግ ጥም የሚቆርጥ፣ እክት የሚያደርግ መጠጥ ነው። ብዙ ባይዝም ውስጥ ያለው ትንሽ መጠን ግን ውስጣችን ያለውን ጨጓራችንን ቀለል እንዲል ለመፈጨት እና ጤናማ የሆነ ሁኔታ ላይ እንድንሆን ያደርገናል።

ከሶስቱ ቀዳዳዎች ጋር አፍ ዉስጥ የሚገባው ቆንጆ ድምጽ የሚያወጣው ቀጭን ዋሽንት ነው። ከቀለሙ ጀምሮ ያለዉ ውህደት ቀዳዳዎቹ፣ ቁመቱ፣ እንዲመጭ ተደርጎ የተሰራ ነው። እንጅግ ገራሚ ድምጽ የሚያወጣ ባህላዊ መሳሪያ ነው።

የሚመለከቱ ልጆች በደስታ እየተመለከቱት ነው። ምክንያቱም ኳሱ ከዚህም አልፎ ወደዛኛው ተጫዋቾችም ወደ እኛ ተከላካይ ያልፋሉ የሚለውን እያዩ በጉጉት እያዩት ነው የሚለጋበት ኃይል እና የማምለጥ ክህሎትን ያዳበረ ሲሆን ፤የመሸዋወድ አይነት ባህሪ አለው።

እየተሯሯጡ ነው የሚታዩት ፤ የፍቅር አይነት ጨዋታ እንደ ህጻን ልጅ እየተጫወቱ ነው። ያሉበት ቦታ በጣም የሚያምር ነው።

ከብረት የተሰራ አንድ የቤት መዝጊያና ነገሮችን ማስቀመጫ የሚሆን እቃ ነው። ብረትን በመጠቀምም የተለያዩ መገልገያ ቁሳቁሶችን መሥራት ይቻላል። ይሄ ረዘም ረዘም ያሉ በሮች ሲሆኑ ከፊት ለፊቱ ደግሞ ሌላ ነገር የሚያገለግሉ ከብረታ ብረት ሥራዎች አሉ። ሁሉም ነገር ከብረት የተሰራ ነው ።ከብረት በመጠቀምም የተለያዩ ነገሮችን የሚያመርት ነው።

ሲከፈት በውስጡ አንዷ እንኳን ብዙ አይነት ፍሬ ትይዛለች። ባቄላ ከሆነ ብዙ አይነት ባቄላ ስለዚህ አንዷ ብዙ የምትይዝ ከሆነ እዚህ እጁ ላይ ያለው ነገር ብዙ አይነት እንዲያመርት ስለዚህ ፤አንዷ ብዙ ነገር እንዴት አድርጋ በተፈጥሮ ተሰራጭቷል።

በረሃማ እጽዋቶች በሌሎች እጽዋቶች አይከበቡም ፣ ብቻቸውን ነው የሚገኙት ፣ ቅጠላቸው በጣም ቀጫጭን ሲሆን፤ እሾህ አላቸው።

ብዙ ዓይነት ቤቶች አንድ ላይ ተቀምጧል። ከ ቀለማቸው በመነሳት ከቅርጻቸው በመነሳት ሁሉም አንድ አይነት እና ተመሳሳይ እንደሆነ የተደረጉት የተሠሩ ናቸው። የሚሰጡት አገልግሎት አሰራራቸውን ቀለማቸው በመነሳት አንድ አይነት አገልግሎት እየሰጡ እንደሆነ መገመት ይቻላል። የተሰሩት ምንም ዓይነት ቦታ ምንም ነገር በሌለበት አንድ ቦታ ላይ እነሱ ብቻ ተመሳሳይ ቤቶች አንድ ላይ ነው።

በጣም የሚገርም ህንጻ ነው። የመኪና ማቆሚያ ያለው፣ ከአጠገቡ ያለው አረንጓዴ ልማት፣ ደረጃው እላዩ ላይ ያሉ ባንዲራዎች የቆቁ አሰራር ሁሉም ነገር ለፎቁ ትልቅ ውበትን ሰጦታል። በጣም እጅግ ጽዱ የሆነ ቦታ ነው። ከአካባቢው አየር ንብረት ጋር ደግም የሚያምር ውህደት አለው።

ያልተከፈለ ስለት የመጽሃፉ ስም ነው። ከታች ደግሞ አልኮል የምትይዝ የአልኮል መሸጫ እቃ በነጭ ወረቀት ትሸፍናለች። እዳዋ ስላልተከፈለ የተሸፋፈነች ትመስላለች። ምንም የያዘች አትመስልም። ምክንያቱም ባዶ እንደሆነች ትታያለች። እስከግማሽ ድረስ ምንም አይነት የአልኮል መጠጥ የለባትም።

ሁሉንም ደረጃ ወጦ ከዚያ ጋር መድረስ የሚቻል አይመስልም ምክንያቱም ከመድረሱ በፊት ብዙ አይነት ደረጃዎች አሉ። ሁሉንም ደረጃ አልፈን ከዚያ ስንደርስ ግን ምን አለ ከደንጋዩ ከተለያዩ ነገሮች የቆመ ምሰሶ ሰዎች አንድ ላይ ተሰብሰበው አንድ ላይ እጅ ለእጅ ታያይዘው አሉ። ከላይ ደግሞ ከላይ ከእንትኑ ላይ የተሰቀለች ኮከብ አለች።

አረንጓዴ፣ ቢጫ፣ ቀይ ቀለም አለው። አሰራሩ እጅግ ነው የሚያምረው። ውስጥ ከሚሰጠው ትራንስፖርት በላይ የሱ አሰራር ፣ቀለሙ፣ ርዝመቱ እጅግ ውብ የሆነ ባስ ነው። ምክንያቱም ብዙ ነገሮችን አንድ ላይ መያዝ ይችላል። ብዙ ተሳፋሪዎችን ስለሚይዝ አሁን ያለውን የትራንስፖርት ችግር ለመቀነስ የሚረዳ የሚረዳ ጥሩ መጓጓዣ ነው።

የሚያስጠላው ሁሉንም መሳሪያዎች ማንሳት አለመቻላችን ነው። ምክንያቱም ከባድ ናቸው። የስፖርት እቃዎች ናቸዉ። ነገር ግን ቀላል አይደሉም። ግን በቀላሉ በእግራችን የምንሰራባቸው መሳሪያዎች አሉ። የእጅ አለ የእግር አለ። ሁሉንም የስፖርታዊ መሳሪያዎች ይዘን የቀለሙ ውህደት የአካባቢው ንጻት እጅግ የሚያስገርም ነዉ።

እንዴት ይሄን ሁሉ ቆሻሻ ቻለው ነው የሚያስብለው። ጥንጥዬ መያዣ ብትሆንም ግን ሁሉንም ነገር ይዛለች ።የሚያሳዝነው ነገር ልጁን እንዴት የገፋ ይህን የሚያክል ነገር ይዞት ሄደ ነው? ግን በአንድ እቃ ይሄን ሁሉ ነገር ይዞ መንቀሳቀስ መቻል ራሱ በጣም የሚያስገርም ነገር ነው። ውስጥ ያለው ነገር ለመገመት ባይቻልም ግን ከባድ ጭነት እንደሆነ ያሳያል።

የብሔራዊ ቡድን ተሳትፎ ያሸነፈ ቦክሰኛ ነው ። አረንጓዴ ፣ ቢጫ ፣ ቀይ ቀለሙን ይዞ ለተመልካቾች እየተመለከተ መሆኑን በሚገልፅ ዓይነት ድምፅ ይገኛል. ሁሉም ደጋፊዎች ፎቶ እያነሱት ነው።. ትክክለኛ አሸናፊነት መንፈስ ያለው ሰውዬ ነው።

ጭፈራ የሚጨፈሩ ህፃናት አንድ ላይ ተሰብስበው እጃቸውን ከፍ በማድረግ የሚዘፍኑ ይመስላሉ። ሁሉም ተመሳሳይ ዕድሜ ያላቸው በጣም ትንሽዬ ልጆች ናቸው ጎጆ ቤቱ በታች ተቀምጠው ፊት ለፊታቸው ያለውን ሰው እያሙገሱ ይመስል ከፍ አድርገው ድምጻቸውን እጃቸውን ወደ ላይ ከፍ በማድረግ እየተመለከቱ ነው። ከስራቸው ደግሞ ሁሉም አንዳንድ አይነት አሻንጉሊት አላቸው።

በአደባባይ ወይም ደግሞ በተሰበሰበበት ቦታ ላይ የባህላዊ የልብስ ለብሰው የባህል ልብስን እያሳዩ ያሉ ናቸው። አንደኛው ከወገቡ ላይ ጠበቅ አድርጎ ሲሄድ፤ አንደኛው ደግሞ ሙሉ ለሙሉ ለቀቅ ያለ የባህላዊ ቀሚስ ነው። ሁለቱም የመሳሰላችሁ ሁለቱም ነጭ ሲሆኑ ካላቸው ላይ የተቀመጠው ቅርጽ ግን የተለያየ ባህ፤ አዊነትን ያሳያል።

የሚያምር ይቀቀለም ውህደት ጥቁር ፣ቀይ መሰል ሁሉንም አንድ ላይ አድርጎ የያዘ ክብ ቅርጽ ያለው ቆንጆ ክብ ቅርጽ ክብ ቅርጽ ስኬትን ያሳያል ባህልም በእጅ የተሰራ ጥበብን የቀለሙ ውህደት የቅርሱ ሁሉ በጣም ያምራል።

ሁሉም መጽሐፍቶች አንድ ላይ ተሰብስበው የሚገኙበት የዕውቀት ቦታ ነው። አምባ አስነባቢውም ቢሆን እያነበበ ያለበት ሰው ሲያዩ ገና እንኳን የማንበብ ሐሳቡን የሚያነቃቃ ቦታ ነው። ሁሉም የመጽሀፍ አይነቶች ከሁሉም ዓይነት ተሰብስቦ አንድ ቦታም ይገኙበት የመጽሐፍ መንደር ነው.

በኢትዮጵያ የመጀመሪያው ልቦለድ መፅሐፍ ነው። 100 ዓመት ያስቆጠረ ታላቅ መጽሐፍ ነው። ጦቢያ መጽሐፍ በኢትዮጵያ የመጀመሪያው ስለሆነ፤ ሁሉም ሰው አይምሮ ውስጥ የማይጠፋ እና ኢትዮጵያ የድርሰት ጥበብ ቀዳሚ ፈርጥ ያለው ውይንም ድግሞ ለአንባቢዎች በድሮ ጊዜ ወይም ቀደም ብሎ የደረሰ የመጽሐፍ ዓይነት ነው።

መጀመሪያ ወደ ስሙ ተጠግተን ስሙን እናየዋለን ስሙን አይተን እኛ መሆኑን ስናቅ ሁሌም ወደ ታችኛው ዝቅ ብለን ውጤታችን መመልከት እንጀምራለን። ይህ ወረቀት ሰባቱንም የትምህርት ውጤቶች እስከ ምን ያክል ውጤት እናመጣለን እና ማለፊያ ነጥቦችን ያስቀምጣል። ውጤቱን ማየት አስገራሚ እና አስደንጋጭ የሆነ ትልቁ የህይወታችን ክስተት ነው።

ዛፍ ሆነው የሚያማምሩ ብርቱካኖች አሉ ቀለማቸው እጅግ ያምራል። ቀጥሉ ብዙ ብርቱካኖች እንኳን አንዱ ቅርንጫፍ እንኳን ብለው ላይ ሦስት ወይም 4 ዛሬ እኛን አረንጓዴ ነው እና የፀሐይ ብርሃን ስለአንጸባረቀበት ደስ የሚል እለር አለው።.

ያደረገችው ጆሮ ጌጥ ተለቅ ተለቅ ያለ ወርቅ ይመስላል። ከአጠገቡ ያለው የትግርኛ ዓይነት የባህላዊ ልብስ ሲሆን፤ ሹኡሩባ ቀሚሷ ሁሉም የትግራይ ባህላዊ ልብስ ያመለክታሉ። በተለይ ደግሞ በፊቱ ላይ ያለው ማጌጫ ውበትን የበለጠ እንዲጨምር አድርጎታል ሹሩባ አሠራሯ ፊቷ ላይ ያለው. ቁም ነገር ባህላዊ ቆንጆ ሴት ያሳየናል።

የደመራ በአል ከሌሎች በአላት ልዩ የሚያደርገው አንድ ቦታ ላይ ብዙ ሰዎች መሳተፋቸው ነው። መብራቱ እጅግ ውብ አድርጎታል።

ልጇን ከተኛበት ለማንሳት እጆቿን ወደ ታች ዘርግታለች። አለባበሷ በመነሳት ንጽህናዋን ያሳያል። ልጁ ትንሽ ቢሆንም እጆቹን ዘርግቶ ወደ እናቱ ለመሄድ የተነሳሁት። እሷም ልታነሳው ዝቅ ብላለች። ልጇን የምታውቀው ደግና የዋህ እንደሆነ እንደሆነች ያሳያል.

ሶስት ተመሳሳይ ቤቶች ሶስት እና ከዛ በላይ ተመሳሳይ ቤቶች ተሠርተዋል። እስከዛሬ ጎጆ ቤቶች ጎጆ ቤትን እንጨት ብቻ ነበር። አሁን ግን ከላይ የሳር ክዳን ሲኖራቸው ከታች ጭቃና ድንጋይን በመጠቀም ጠንካራ አድርጎ የተሰሩ ቤቶች ናቸው። ሁሉም ተመሳሳይ እና የአንድ ሰው ይመስላሉ። ቅርጻቸውም፣ ልብሱም በጣም ተመሳሳይ ነው።

ባህላዊ የግብርና ምልክትን ያመለክታል። አንደኛው የሚገርመው ቀንዱ በጣም ረጅም የሆነው። ሁለተኛው ደግሞ ከእሱ በቀለም የተለየ ሲሆን። አንድ ገበያ አለ እየገረፈ እየረዳቸው ነው እዚህ ላይ። ባህላዊ የግብርናን የሚያካሂድ አንድ ገበሬና ከአጠገቡ የሚረዱት አንድ ዘር የሚዘራ ልጅም አለ።

የመሬት ውስጥ የወጣው ካሮት ካሮት ወደታች ቁልቁል የሚበቅ ነው። ከታች ያለው ሰውነቷ አፈር ላይ አፈር ውስጥ ከላይ ያለው ደግሞ ቀላል የሆነ ነገር ግን ከላይ አካላዊ ከታች ያለው ነው አፈሩ ገጣሚው ያገኝ ልዩነቱን የሆነ ጤና ጠቃሚ የሆነ ስፋት ግንባታም አትክልት ነው. ግን የቱንም ያህል ዋጋ መሠረት ሰለሚቻል።

በዕድሜ ትንሽ ቢሆንም ከዚህ ቀደም ብሎ የለበሰውን የቤተክርስቲያን ልብስ በእጁ የያዘውን ባንዲራ ይዞ ቆሟል። ከሌሎቹ ቀደም በማለት የበለጠ እንዲታይ አድርጎታል። መልዕክቱን እያስተላለፈ ከህዝቡ ላይ ይገኛል።

የቀለበት መንገድ ይታያል። የቀለበት መንገዱ ብዙ መኪናዎችን አንድ ላይ የያዘ ሲሆን መኪናዎቹ ደግሞ በታችኛዉም በላይኛዉም ማለፍ ይችላሉ። በጣም የሚያስገርም ነገር ነው። ከቅርጹ ጀምሮ ብዙ ማራኪ መኪናዎችን በአንድ ላይ እንዲያልፉ ማድረጉ ደግሞ ይህን ለየት እንዲል አድርጎታል።

ሙሉ ሽፍንፍን ብላ የቆመች ሴታለች ። የቀሚሱ ርዝመት ከላይ ጀምሮ እስከ ታች ያለውን ሰውነቷን የሸፈነ ሲሆን፤ ከላይ ያደረገችው ጥምጣም ደግሞ ጭንቅላቷን ያዝ አግርጎ ባህላዊ እንድትመስል አድርጓታል። ከእንቅስቃሴዋ በመረዳት ልብሶቿን ታርጋት አግርጋ ከፊት ለፊት ባህላዊ ልብሱን በአግራሞት ለሚመለከተው ሰው እያሳየችው ይገኛል።

ሀይሌ ገብረ ሥላሴ ይባላል። በሩጫ ሀገሩን ያስጠራ ሰው ብዙ ሜዳሊያን የተቀበለ ሰው ነው። ለሩጫው የተፈጠረ ይመስላል ።እጅግ በጣም ጠንካራ እና ፈጣን ኑሯጭ ነው። ለአገራችን ብዙ የሚዲያዎችን ያስገኘ የምርም ጀግና ኢትዮጵያዊው የሆነ ኢትዮጵያዊ ያፈራችው አንድ አትሌት ነው። አሁንም ቢሆን ሁሌም ቢሆን መቼም አይረሳም።

እጅግ ሰፊ የሆነ አዳራሽ ነው መስፋቱ በጣም ያስጨንቃል ፀጥ ያለ ነው ብዙ ወንበሮችን የያዘ ነው ለመሰብሰቢያ ለምግብ ለብዙ ነገር የሚያገለግል ትልቅ አዲራሽ ነው ወንበሮቹ ጠረጴዛዎቹ እጅግ ጠንካራ ናቸው ያለበት ሁኔታ ያለበት ሁኔታ አቀማመጣቸው ሁሉም እጅግ ማራኪ ነው ።

ሙሉ ሁሉም ነገር ያለው አንድ ፍሪጅ አለ። ከታች የፍራፍሬ ከላይ ዳቦ፣ ከዛን ብርቱካን፣ ውሃ፣ እንቁላል፣ ወተት እያንዳንዱን ነገር ይይዛል። ሲታይ ያልራበው ሰው እንኳን እንዲርበው የሚያረግ አይነት የሚያምር ምንም የቀረ ምግብ ወይም ለመቀዝቀዝ እዚ ፍሪጅ ውስጥ ተቀምጧል።

ከአፈር ውስጥ በመምረጥ ድንቹን ያወጣሉ። አፈር ውስጥ በቅሎ ተንከባክበው የጨረሱትን ድንች ህዝቡ አንድ ላይ በመሆን እየሰበሰበ ይገኛል። በያዙት ባልዲ ውስጥ በማስገባት ምርቱን ከመሬቱ ላይ ወደ ህዝቡ ለማድረስ ሁሉም ሰው በርትቶ እየሰራ ነወ ።ሴት ወንድ ሳይል ሁሉም ዝቅ በማለት ከታች ያለውን መሰርት እየሰበሰቡ ነው

የአስተማሪዎች ሚና ተማሪዎችን በማነሳሳት፣ በመምራትና ዕውቀት እንዲገብዩ በማድረግ የትምህርት ስኬትን ማረጋገጥ ነው።

እዚህ ምስለ ላይ የምናያቸው አረንጓዴ ፥ ቢጫ ፥ ቀይ አንደኛው አረንጓዴ፥ አንደኛው አንደኛው ሰማያዊ ሁሉንም ቀለም ይዞ በአንድ ቅርጫት ውስጥ የሚገኝ የዕጣን ማጨሻ እቃን ነው። ነገር ግን ሁሉም እጣን ማጨሻ ቢሆኑም ቀለማቸውም ቅርጻቸውም ይለያያል ነገር ግን አንድ ላይ ስታዩ የሚያምር ስዕል የሚመስል ውበትን አውጥተዋል።

አንድ ንጋት የሚል መርከብ አለ። በመርከቡ ሰዎች ተጭነዋል። ከላይ የባንድራ ምልክ አለው ውስጥ ላይ ብዙ ሰዎች አሉ። በአንድ ሀይቅ ላይ እየተጓዘ ይገኛል። ጥሩና መልካም የሆነ እይታ አለው ደስ ይላል በውስጡ ደግሞ ብዙ ሰዎች ጭኗል ተለቅ ይላል። ከመደበኛ ከሆነው ብዙ ሰዎችን የሚይዝ አንድ መርከብ ነው።

በፍጥነት እየነዳ እህሉን እየቆራረጠ መሬት ላይ እንድውድቅ ያደርገዋል። እጅግ ግዙፍ የሆነ መሳሪያ ነው። በፍጥነት ምርትን ለማጨድ ይጠቅማል ።እና ደግሞ ብዙ የሰው ጉልበትም አይጠይቅም።

ከመገልበጡ በላይ የሀይሉ መውደቅ ከሀይሉ መውደቅ ደግሞ የሰው ልጅ ህይወት ማጣቱ የሰው ልጅ ሁሉም ህይወታቸው እያጡ ይገኛል። ውስጥ ያለው ሹፌር የጫነው ንብረት በሙሉ ወድሟል። ይህ ደግሞ ጥንቃቄ መጉደልን ያሳያል።

የትግራይ ክልል ብሄራዊ ባንዲራ ቀይ በመካከሉ ደግሞ ኮከብን ይዟል። ቀዩ ምንን ያመለክታል? ለሀገር የተከፈለ መስዋእትነትን፣ ጀግነንትን ያሳያል። ቢጫው ደግሞ ተስፋን ልምላሜን ያሳያል። በመሀከሉ ሁለቱ አንድ ላይ ሲሆን ለሀገር የተከፈለ መስዋእትነትን፣ ሀገርን ማልማት፤ ሀገርን ወደ ተሻለ ቦታ ላይ መለወጥ ያሳያል።

ትልቅየዋ ትንሿ እንጨት ትልቁ ላይ ያለውን ስትነካው ክሩ ውጥር ያለ ስለሆነ እጅግ የሚገርም ድምፅ ያወጣል ይሄ ባህላዊ መሳሪያ ከሌሎቹ ለየት የሚያደርገው የሚያወጣው ድምፅ ሲሆን አንደኛ ደሞ ቀለል ያለ ነው ለመስራትም ቀለል ያለ ነው ነገር ግን በተለያዩ መዝናኛ ቦታዎች አዝማሪዎች ይጠቀሙበታል ድምፁም ከሌሎች ለየት ያለ ነው

ሯጮች ከማሸነፋቸው በስተጀርባ ሊገልጹት የሚፈልጉትን ባንዲራ ዘርግተው ፊታቸውን በፈገግታ አድርገው ሃገርን የማስጠራት ስሜታቸው ፊታቸው ላይ ይንጸባረቃል። እሷም ካሸነፈች ቡሃላ የሮጠችለትን ህዝብ የሚገልጸውን ባንዲራ ይዛ ቆማለች። ደስ ብሏት በጀግንነት መንፈስ ከፊት ለፊት ባሉ ካሜራዎች ፊትለፊት እየተመለከተች ደስታዋን ትገልጻለች።

ከመሬቱ ላይ ለጥ ብሎ ሰላሙን ያገኘ ይመስላል። በአጠገቡ ላይ ለአእምሮ እረፍትን ይሰጣል። ሁሌም ቢሆን ይህን አይነት ቦታ አእምሮችን ለማደስ ፣ አእምሮችን ለማነቃቃት እና ለማፍታታት በጣው ጠቃሚ ቦታ ነው።

ያልተገደበ ፍጥነት በየትኛውም ሰአት ኳሴን እንደልቤ ይላል። ስልኩን በመጠቀም በማንኛውም የሚለቀቀውን ኳሶችን በስልካችን መመልከት እና ፍጥነት ያለው ያልተገደበ ኮከብ ሰባት ሰባት ላይ እየደወልን ይሄንን አገልግሎት መጠቀም እንችላለን።

እንድህ ጥውልግልግ ይላሉ ከዛፉ ላይ ሲታዪ ግን መጠውለጋቸውም ሳይሆን መብሰላቸውን የሚያሳይ ነው።

የሬት ምርት እየቆየ ሲሄድ ከላዩ ላይ አበባ ሚመስሉ ለየት ያለ ቀለም ያላቸዉን ነገሮች ያበቅላል። ሁሌም ከታች ያለው ሳይሆን ከላይ ያለውን ስናይ ሬት ባይመስልም ከተቻለው ያለው ግን የሬት ምርት ነው። ለብዙ ነገር የሚጠቀም ተፈጥሯዊ ሲሆን ተፈጥሮነቱ ለብዙ ሰውነቱ ወይም ደግሞ ድለተለያዩ ነገሮች መጠበቅ የሚያገለግል ነው።

አሁን ደግሞ አጨዳ ላይ ይገኛሉ። ከታች ያላውን፣ ለሰብሉ ምርጥ ያልሆነውን ነገር እያነሱ አረሙን በማንሳት እጽዋቱ ወይም ደግሞ ሰብሎ ሊያገኝ የሚችለውን ምግብ እንዳያገኝ እናዳይሻማበት እያደረጉ ነው። ሶስት ሰዎች አሉ። ሶስቱም በመተባበር እዛ ቦታ አላስፈላጊ የሆነውን ነገር እየነቀሉ እጽዋቱን ከተለያዩ አረሞች እየጠበቁ እንዲያድግ እያደረጉት ነው።

መንገድ ላይ ያሉትን ተሳፋሪዎች አንድ ፖሊስ እየተመለከተ እየፈራ ይመስላል እያስፈራራ ነገር ግን ስርዓት እያስጠበቀ ስለሆነ ትክክለኛውን የስራ አይነት እየሰራ የሚመስል ሰውየ ነው። ከውስጥ ያለው ሰው ጥፋት አጠፋም አላጠፋም እሱ ይህንን እዚህ ቦታ ላይ መገኘቱ ትክክለኛ ስራውን የሚሰራ አንድ ፖሊስ መሆኑን ያመለክታል።

ሁሉም እንጀራ የሌላቸው ሞሰቦች ተደርድረው ገዥውን እየጠበቁ ይገኛሉ። ቅርፃቸው ተመሳሳይ ቢሆንም አሰራራቸውና ቀለማቸው ግንይለያያል። እጅግ በጣም ብዙ ናቸው። ከአስር በላይ ይሆናሉ። እና ለመስራት ምን ያህል ጊዜ እንደሚፈጅ ለመገመት አይከብድም ምክንያቱም ምንም አይነት ዘመናዊ ነገር ሳይጠቀሙ በእጅ የተሰፉ የእንጀራ ማስቀመጫዎች ናቸው።

የሚጣፍጥ ሽሮ ባንድ ብረት ድስት ውስጥ ከላይ ደሞ ሁለት ቃርያ ተጨምሮበት ገና ትኩስ ነው ሊበላ መሆኑ ያሳውቃል። ደሞ የሚያስገርመው ነገር ምንድነው የቀለሙ ውህደት ነው። ቀይም አይደለም አልጫም አይደለም አያቃጥልም እና ከቀለሙ የምነረዳው ሁለቱም ጣሙ የተመጣጠነ መሆኑና አንደኛው ካንደኛው እንዳልበዛ ያሳያል።

የኢትዮጵያ ፌደራል ፖሊስ፦ ፖሊስ ኮቱ ሚዛን ያለበት ምልክት ምን ነው የሚያመለክት ማለት ነው ፍትሃዊ ባለበት መንገድ መስራትን ሲሆን የኮከቧ ምልክት ደግሞ አንድላይ ተሰብስቦ ሰላም ማስከበርን የሚሹ ህዝቡ ከፖሊሱ ጎን በመሆን አንድ ላይ መስራት እንደሚችል እና ሰላም መፍጠር እንደሚችል ጉልበት በተሞላበት ምንም አይነት አድሎ በሌለበት መንገድ እንደሚሰራ ያሳያል።

ምንም መኪና የሌለበት አስፋልት ነገር ግን ሰፊ ነው ወደጎን። ምክንያቱም ስፋቱን ልናይ የቻልንበት ምንም መኪናዎች ስለሌሉ አስፋቱን ብቻ ነው የምንመለከተው ከጎን ደግሞ አስፋልቱን ጥርት ብሎ እንድታይ የሚያደርጉት ትላልቅ መብራቶች አሉ። እነሱ መኪናዎች በአግባቡ እንድሄዱ እና ህዝቡ በብርሃን ጨለማማ ቦታ ውስጥ እንዳይሆን ያደርገዋል።

የኳስ ብሔራዊ ቡድኑ ማሸነፉን ለመናገር እጁን ከፍ አድርጎ ወደ ሚመለከተው ህዝብ ሜዳሊያውን በማሳየት ደስታውን እየገለጸ ይገኛል። ደስተኛ ሆኖ ያጨብጨቡ ደስታቸውን እየገለጹት ይገኛሉ። ሁሌም ቢሆን ደስተኛ መሆናቸውን ህዝቡ እያየ ህዝቡም እየተደስተ እነሡም በማሸነፋቸው ደስተኛ ሆነው ቆመዋል።

ዋው! ሲያምር አለባበሳቸው የኢትዮጵያን ቀለም ያሳያል አረንጓዴ ቢጫ ቀይ አንድ ላይ አቋቋማቸው ደግሞ ህብረትን አንድ ላይ መሆንን ለሀገር መስራትን ለሀገር ስም አንድ ላይ ሁኖ መተባበርን የሀገርን ስም ማስጠራትን በጣም በጣም ደስ የሚል የህብረት መንፈስ አለው።

የበቆሎ ምርት ለህዝቡ ለማድረስ በዘመናዊ መንገድ በአንድ እንትን ታሽጎ ይገኛል። በጣም ጥራቱን የጠበቀና በተለያየ ነገሮች ለህዝቡ ጤናማ በሆነ መንገድ ታሽጎ ይቀመጣል። ይህ በቀላሉ መዳረስ የሚችልና በቀላሉ ከሱቅ መግዛት እንደሚችሉ የተቀመጠ ነው።

ያስጨንቃ ከላይ ወደታች መመልከት ከታች ወደላይም ማየት። ግን ፀሐይ ብርሃን ስትወጣ ያሳያል። እጅግ በጣም ትልቅ የሆነ እና በጣም የሚያስፈራ ዛፍ ነው።

ዘመናዊ የንብ ቀፎዎች አሉ። ሁሉንም የንብ ቀፎዎች ዉስጥ ብዙ ንቦች ሲገኙ እያንዳንዱ የንብ ቀፎዎች ማር ምርትን ይሰጣሉ። እጅግ በጣም ብዙ በመሆኑ የተነሳ ብዙ የማር ምርትን በአንድ አነስተኛ ቦታ ላይ ብቻ ማግኘት እንደሚቻል የሚያሳይ ስራ ነዉ። የስራ ዘርፍ ነዉ።

ዛፎቹ ቀለማቸውን ያምራል። ቢጫ፣ ነጭ፣ አረንጓዴ እነዚህን ሁሉ ቀለማቶች የያዘ አበባ አጠገቡ ያለበት ቦታ፣ የተቀመጠበት አቀማመጥ ዋው!! እዉነት ያምራል። በትክክል እና የዛፉ ቅርንጫፎች ደግሞ አበቦቹ ከሱ መውጣታቸውን ያሳያል።

ቀይ እንደራ ነው ። ከመቅላቱ የተነሳ ነጭ የሆነ ነገር ግን አይኑ ወፈር ወፈር ያለ ፣ በዛ ተደርጎ የተጋገረ ፣ አነስ ያለ መጠን ያለው ነገር ግን አሪፍና የሚያጠግብ የሚመስል እንደራ አንድ ላይ ተደርድሮ ተቀምጧል።

ውይ የጸጉር ቁመት ዋው! ሲያስገርም ምክንያቱም አንደኛው ከአንደኛው እንኳን አይለያይም። ጥቁረቱ ደግሞ እጅግ ማራኪ ነው። ልጅቷ ምንም ያክል አጭር ብትሆን ግን ጸጉሯ ራሱ ከቁመቷ ግማሽ ያክል ይሆናል። እና ምንም የተበጣጠሰ ጸጉር የለውም። ቀለሙ ግን በጣም ጥቁር ከመሆኑ የተነሳ ጸጉሯን እጅግ

ምንም ያልተረገጠ ነጭ ጫማ በጣም ነው የሚያምረው አሰራሩ ያለው ሁሉም ነገር ያምራል ከቀለሙ ጀምሮ ምቾቱን ያሳውቃል። ከላይ ስናዬው የተሰራበት ነገር ምቾት እንደሚሰጠው ያሳያል አነስ ላለ እግር ሁኖ ከማንኛውም አለባበስ ጋር የሚያምር ቆንጆ ጫማ ነው።

ታክሲ ውስጥ ተሳፋሪ አለ ወይ ብሎ ረዳቱ ህዝቡን እየጠራ ይገኛል። ግን ተሳፋሪ የለም መሰለኝ ከፊት ለፊት ያለችው መጓጓዣ ባዶዋን ናት። ከፊት ለፊት አንድ ባህላዊ ሰውየ እጁን እንቅ አድርጎ ለመውደቅ ይፈልጋል። ሌሎቹም ጸሐይም ቢሆን ተሳፋሪ እንደሚያስፈልገው ያሳያል።

ለማሻሻክ አንድ ላይ እውቀት ያላቸው ሰዎች ምን ይሻላል ብለው እየመከሩ ነው። በአረንጓዴ አሻራ መርሀ-ግብር ያለ ከታች ሀገሪቱን አረንጓዴ ማድረግ እንዴት ነው። ያለበትን ሁኔታ ማሻሻል የምንችለው አይነት ምክር ትምህርት እየሰጠ ነው። ከፊት ለፊት ያለው ሰዉየ እነሱ ደግሞ እያዳመጡ እየመከሩ ይገኛሉ።

አንድ ላይ የተገናኙ ጎመኖች ናቸው። አነስ አነስ ባለ ገመድ ታስረዋል። አንዷ ይሄን ያክል ብር ብትሆንም ለአንድ ሰው ቤተሰብ ግን እጅግ አጥጋቢ ናት። ንጹህ ነው ፣ገና ትኩስ ነው ፣ ብዙ አልደረቀም ገና ከማሳው እንደተቀጠፈ ነው። ያለው የቀለም አረንጓዴነት ደግሞ ገና አዲስ መሆኑን እና ብዙ ገና ያላረጀ መሆኑን ያሳያል።

መኪናው ውስጥ ከአንድም ሁለት ሶስት መከላከያዎች ይገኛሉ። አንደኛው ጥይቱን አቀባብሎ እየተመለከት ይገኛል። በጥብቅ ክትትል ውስጥ ያለ ብዙ ነገርን በደንብ እየተመለከተ እያየነው ወደፊት ለፊት ሌሎቹ ደግሞ ቁጭ ብለው በኋላ ያለውን እሱ የማያየን አካባቢ እየጠበቁ ይገኛሉ። አንድ ላይ ሆነው በጥንጥየ መኪና ውስጥ ብዙ የሀገር ጠባቂ ሰራዊቶች እየተንቅስቀሱ ነው።

ስግደት የተሰበሰቡ ህዝቦች አምላካቸዉን ወደ ላይ እያዩ አንድ ላይ ተቀመጠዋል። ከፊታቸዉ ተመስጦ ይታያል። ለስግደት የተዘጋጁ ሙስሊም አማኞች። ሁሉም በእምነት አንድ ላይ ቆመዉ አምላካቸዉን እያመሰገኑ ይገኛሉ። እጅግ በጣም ያምራል። የመብዛታቸዉ አንድ ላይ መሆናቸዉ የህብረታቸዉ አምላክን በዚህ ልክ ማመስገን ያሳያል።